የኦሮሚያ ማህበረሰብ የማህበረሰብ በኢትዮጵያ በጣም ብዙ ህዝብ የሚገኝበት የማህበረ ቅዱሳን ሲሆን እንደሚታወቀው የኢትዮጵያን አብዛኛው ቦታ ይዘው ያለና የራሱ ቋንቋ ሴትና ባህል ሃይማኖት ያለው ማህበረሰብ ነው

ሻይ ተወዳጅ ከሆኑ መጠጦች ውስጥ አንዱ ሲሆን ይህ በጣም ጣፋጭ የሆነው ሻይ በስኳር ፣በሻይ ቅጠል እና በሙቅ ውሃ በማድረግ በማደበላለቅ የምንጠታው የሻይ አይነት ነው። ዋና ቅመሙ የሚገኘው በሻይ ቅጠሉ ነው።

ቡፌ ከቤት ውስጥ እቃዎች መካከል አንደኛው ሲሆን ቡፌ እንግዲህ እቃዎችን ለመደርደር የሚጠቅመን በተጨማሪም ደግሞ ለቤት ማስዋቢያነት የምንጠቀምበት የቤት እቃ ሲሆን በጣም ግዙፍ ከቤት እቃዎች ሁሉ ትልቁ የቤት እቃ ቡፌ ነው።

ቴሌቪዥን ከኤሌክትሮኒክስ መሳሪያዎች ውስጥ አንዱ ሲሆን ይህም ከሳተላይት ሲግናል በመቀበል ምስልን እንድንመለከት የሚያደርግልን የኤሌክትሮኒክስ መሳሪያዎች ውስጥ ተጠቃሽ ሲሆን ይህ የኤሌክትሮኒክስ መሳሪያ በዋጋው ተመጣጣኝ የሆነ በቤት ውስጥ የምንጠቀመው መሳሪያ ነው።

ኢትዮ ትልቅ የሚባሉ ማህበራዊ ሚዲያዎች ሲሆን ይህ የተለያዩ ቪዲዮዎች እና ትምህርቶች የሚቀሩበት ማህበራዊ ሚዲያ ሲሆን የተለያዩ ነገሮችን ፈልገውን ነገር ማወቅ እንችላለን

የውሃ መጠጥ መሠረተ ልማት ወሳኝና መሰረት መብቶች መካከል አንዱ ሲሆን ይህ መሰረተ ልማት በመንግ ስት አሸነፍ እና በህዝቡ ደግሞ ሊሰራ የሚችል መሰረት ልማት ነዉ።

ዱአ ማለት በእስልምና ሃይማኖት ውስጥ የሚከበር ስነስርአት ያለዉና ምስጋናው በዚህ ስነስርአት እየሰገዱ አላህን ያመሰግናሉ።

ኤርጌንዶ ጫማ ሁለት አይነት ቀለም ያለው የጫማ አይነት ሲሆን ይህ ጫማ እንደሚታወቀው ባንዱ ከለር ቀይ ከሆነ በሌላው ደግሞ ሌላ ተደርጎ ሁለት ተመሳሳይ ጫማዎች የሚመረቱበት የጫማ አይነት ነው። ብዙ ጊዜ ከፕላስቲኮች ይሰራል።

የፊዚክስ ትምህርት ለመረዳት በጣም ውስብስብ የሆነ ኮንሰብት አሉት። እና በቀላሉ የሰው ልጅ ሚተገብራቸው እና ሪል ላይፍ ላይ ያሉ ትምህርቶችን ሳብጀክቶችን እያንዳንዱ ስለማተር እና ስለ ሳብጀክት የሚያጠና የትምህርት ክፍል ነው።

ሶፊ የመጠጥ አይነት ሲሆን ከአልኮል ነፃ የሆነ ሲሆን ይህ ሶፊ እንደሚታወቀው የሰውን ልጅ የማነቃቃት እና የባበረታታት ሀይል ያለው የኢነርጂ መጠጥ ጭምር ነው።

የአምሃራ ሚዲያ ኮርፖሬሽን በኢትዮፒያ ብዙ ከብዙ የዜና ምንጮች ውስጥ አንዱነው። ይህ ቲቪም ብዙ ዜናችን የሚያቀርብልን የቲቪ አይነት ነው።

የእጂው ዉልቃት ወይም የወገብስበራት በሕክምና ቶሎ መፍት ሕክም ያገኙ መንገዶች መካከል ተጠቃሽ ሲሆኑ እነዚህ ተሰበው ወይም ደግሞ በቅባት ታሽተው ሊግጥም የሚችሉ የባህላዊ ሕክምና መንገዶች ናቸው

ስልምና ሃይማኖት ይህ ስልምና ሃይማኖት ከመሀመድ አስተምሮት እስከ አሁን ድረስ እየተቀባበሉት የመጡት የሃይማኖት ዓይነት ሲሆን እንግዲህ ይህ ሃይማኖት እንደምናውቀው በአረብ ሀገራት በጣም በስፋት ይታወቃል።

ጄኔሬተር በነዳጅ ከሚሰሩ ማሽኖች ውስጥ አንዱ ሲሆን ይህ የመብራት ኃይሌ ለማመንጨት የሚያገለግል የግብርና ውሃ ለመሳብ የሚያገለግል ዘርፈ ብዙ በጣም ጠቃሚ የሆነ የማሽን አይነት ነው።

የፓልከር ይህ ከደማቅመ በከለር ከሚፉ መጻሕፈት መሣሪያዎች ውስጥ ከዳሚው ሲሆን ይህ ፓልከር ውከብ ከላይ ቀለሚ ይገባለት እና ደማቃ አድርገን ለመጻሐፍ እንድተከምበት የጽፈት መሣሪያ ነው።

ማበጣሪያ ከልዩ መሣሪያዎቹ ውስጥ የሚመደብ ሲሆን ይህ ጸጉራችንን እንዲጎም እና ጸጉራችን ቁሻሻ ለማንሻነት የምንጠገመው የመሣሪያ ጋላስቲክ እና ከተለያዩ ማቴሪያሎች ሊዘጋጅ ይችላል፡፡

ማንኪያ ንግዲህ ይህ ማንኪያ በከብረት የሚሠራነ በተለያዩ ነገሮች ማውሃጃ ይሆን ዘንድ የሚሰራ ማንኪያ ከመህሎ ሰፋ ያለ ከስሎ ደግሞ ጠብቢ አድርጎ የሚሰራ የቤትቃ እንደሆነ ይታወቃል